ማሸኖች የዳቦ መጋገሪያ ማሽን፤ የዳቦ መጋገሪያ ማሽን ዳቦ ለመጋገር የሚጠቀም የማሽን አይነት ነው። በተለይም ደግሞ ለፍጥነት እጅጉን አሪፍ የሆነና የዳቦ አቅርቦትን ለመጨመር የሚጠቅም ነው።

ተፈጥሮ እና አካባቢ ተፈጥሮ ማለት በአንድ አካባቢ ውስጥ ያለ የመሬት አቀማመጥ እንዲሁም ደግሞ የተለያዩ በተፈጥሮ የሚገኙ ህይወትና ህይወት የሌላቸው ነገሮችን የሚያጠቃልል ማለት ነው።

ህግ አስከባሪ በአንድ ሀገር ህገ መንግስት የተደነገጉ ህጎችን ለማስከበር የቆሙ ናቸው ።ፖሊስ ከህግ አስከባሪዎች መካከል ይመደባል።

መጠጦች፦ ለምሳሌ ፦የአልኮል መጠጦች፤ የአልኮል መጠጦች በውስጣቸው አልኮል የያዙ ሰወች ራሳቸውን ዘና ለማድረግ የሚጠጧቸው የመጠጥ አይነቶች ናቸው።

ጌጣጌጥ ለምሳሌ የጆሮ ጌጥ:- የጆሮ ጌጥ በጣም በሴቶች ዘንድ የሚዘወትር የጌጣጌጥ አይነት ሲሆን ሴቶች ጆሯቸው ላይ በማድረግ ራሳቸውን ያስውባሉ።

መጓጉያ ለምሳሌ መርከብ፤ መርከብ እቃዎችን ወይም ሰዎች ከቦታ ቦታ ለማጓጓዝ የምንጠቀምበት ሲሆን ይህም ትልልቅ ጭነቶችን ለመጫን ያገለግላል። የሚያገለግለውም በኋላ ነው።

የቤት እቃዎች ለምሳሌ ማድጋ ከሸክላ የሚሠራ የቤት እቃ ነው። ማድጋ በተለይም ውሃ ለመቅዳትና ውሃ ለማስቀመጥ የምንጠቀምበት እቃ ነው።

የቤት እቃዎች ለምሳሌ ባሊ ባልዲ የቤት እቃዎች ከምንላቸው እቃ አይነቶች ውስጥ አንዱ ነው። በባሊ ብዙ ነገሮችን ልናደርግ እንችላለን። ለምሳሌ ውሀ በባሊ መቅዳት ይቻላል።

ዜና የመዝናኛና የስፖርት ዜናዎችን በማቅረብ የሰዎችን የትርፍ ጊዜያቸውን እንዲያሳልፉና እንዲዝናኑ እድል ይሰጣል

መናፈሻ መናፈሻ የምንላቸው የሰው ልጅ አእምሮውን ዘና ለድረግ ከቤት ወይም ከስራ በደከመው ጊዜ ወቶ ንፁህ አየር በመቀበል ዘና የሚልባቸው ቦታዎች ናቸው። ለምሳሌ ሬስቶራንቶች።

መጠጦች ለስላሳ መጠጦች:- ለስላሳ መጠጦች የምንላቸዉ ከመጠጦች ዉስጥ የሚመደቡ ሲሆኑ በዉስጣቸዉ የአልኮል ይዘት የሌላቸዉ መጠጦች ለስላሳ መጠጦች ይባላሉ።

ጫማዎች ለምሳሌ የቆዳ ጫማዎች የቆዳ ጫማዎች ከቆዳ የሚሰሩ የጫማ አይነቶች ሲሆኑ በተለይ ደግሞ በመደበኛ በሆኑ ቦታዎች ላይ የምንለብሳቸዉ የጫማ አይነቶች ናቸዉ።

ስራ፤ ለምሳሌ ሽመና፦ ሽመና አንዱ የስራ አይነት ሲሆን የሰው ልጆች የሽመና እቃን በመጠቀም ልብስን የሚያዘጋጁት መንገድ ነው።

ታዋቂ መሪዎች ለምሳሌ አፄ ኃይለ ስላሴ አፄ ሃይለ ስላሴ ኢትዮጵያን ከአስተዳደሩ መሪዎቹ ውስጥ በጣም ታዋቂው እና ገናና የሆነ ስም ያለው መሪ ነበር።

ማህበረሰብ ማህበረሰብ ባንድ አካባቢ የሚገኙ በጋራ የሚኖሩ ህዝቦችን የሚያጠቃልል ሲሆን በአንድ ማህበረሰብ ዉስጥ በጣም ብዙ ቤተሰቦች ሊኖሩ ይችላሉ።

መፅሐፍት ለምሳሌ የታሪክ መፅሐፍት የታሪክ መፅሐፍት ከመፅሐፍት አይነቶች ዉስጥ የሚጠቀሱ ሲሆን የአንድን ሀገር ታሪክ በጥልቀት በመተንተን የሚያቀርቡ መፅሐፍቶች ናቸው::

ኤሌክትሮኒክስ ለምሳሌ ኮምፒውተር፤ ኮምፒዩተር ኤሌክትሮኒክስ መሳሪያዎች መካከል አንዱ ሲሆን ይህ መሣሪያ መረጃዎችን ለማጠራቀም ያገለግለናል።

ፖለቲካ ፖለቲካ ለምሳሌ የፖለቲካ ፓርቲ የፖለቲካ ፓርቲ አንዲን ሃገር ለመግዛት ወይም ከገዢው አካል ጋር አንዲን ሃገር ለመግዛት ወይም ከገዢው አካል ጋር የሚገዳደር አንዱ የፖለቲካ አካል ነው።

የቢሮ እቃዎች ለምሳሌ ወንበር የቢሮ እቃዎች ውስጥ አንዱ ነው። በቢሮ ውስጥ ሰራተኞች ተቀምጠው በሚሰሩበት ጊዜ እጅጉን ምቻት የሚሰጥ እቃ ነው።

ማስጌጥ፤ ቤትን ማስጌጥ፦ ቤትን ማስጌጥ ቤትን ወይም ደግሞ ሰውነትም ሊሆን ይችላል የተለያዩ መሣሪያዎችን በመጠቀም ውብ እና ማራኪ እንዲሆን ማድረግ ማለት ነው።

የውበት መጠበቂያ ለምሳሌ ቅባቶች፦ ቅባቶች ውበታችንን ለመጠበቅ ከምንጠቀምባቸው ምርቶች የሚመደቡ ናቸው። የተለያዩ ቅባቶችን ተጠቅመን ውበታችንን መጠበቅ እንችላለን።

የሱፐርማርኬት ምርቶች:- የሱፐርማርኬት ምርቶች የምንላቸው ከሱፐርማርኬት ውስጥ ልናገኛቸው የምንችለው የተለያዩ መጠጦች ምግቦች እንዲሁም የተለያዩ ቁሳቁሶችን ሲሆን ሱፐርማርኬት ውስጥ በመሄድ፥ በመገበያየት ልናገኛቸው እንችላለን።

ቡና ቤቶች ። ቡና ቤቶች አነስተኛ ከሆኑ የንግድ ተቋማት ውስጥ ይመደባሉ ። ቡና ቤቶች ቡናን ለተጠቃሚዎቻቸው በማቅረብ ንግድ ያካሂዳሉ ።

መፅሐፍ ለምሳሌ መንፈሳዊ መፅሐፍ ፡ መንፈሳዊ መፅሐፍ በመንፈሳዊ አለም የበቁ ሰዎችን ገድላት ወይም ደግሞ የተለያዩ ስርአቶችን የተፃፉባቸው መፅሐፍት ናቸው ።

ሃይማኖት ፤የክርስትና ሃይማኖት፦ የክርስትና ሃይማኖት በዓለም ላይ ጥንታዊ ከሆኑ ሃይማኖቶች ውስጥ አንዱ ሲሆን የተመሰረተውን በኢየሱስ ክርስቶስ ነው። በኢትዮጵያ ውስጥ በጣም ብዙ የክርስትና ሃይማኖታዊ ተከታዮች ትገኛሉ።

አርማ፦ አርማ ለአንድ ሀገር ወይም ተቋም እንደመገለጫነት የሚያገለግል ያንን አገሩን ተቋማት ሊገልጽ የሚችል ምስል ነው

ዜና ለምሳሌ የስፖርት ዜና የስፖርት ዜና በአለማችን ላይ የተካሄዱ ያሉ ወቅታዊ የሆኑ የስፖርት ክንዋኔዎችን ለተመልካቾች ወይም ደጋፊዎች ለማድረስ የሚቻልበት የመረጃ ማድረሻ መንገድ ነው።

የቤት እቃዎች የቤት እቃዎች የምንላቸው በቤት ውስጥ የሚገኙ እና የተለያዩ ነገሮችን የምናደርግባቸው መገልገያ መሳሪያዎች ሲሆኑ ለምሳሌ ጠረንጴዛ ፣ብርት ድስት እንዲሁም አልጋ የቤት እቃዎች ናቸው ።

አትክልትና ፍራፍሬ ለምሳሌ ማንጎ፦ ማንጎ ከአትክልትና ፍራፍሬዎ ውስጥ አንዱ ሲሆን ማንጎን መመገብ ለጤናችን በጣም አስፈላጊ ነው ምክንያቱም የተለያዩ ቫይታሚኖችን ስላለው።

ትምህርት ለምሳሌ የቋንቋ ትምህርት ፡ የቋንቋ ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን የቋንቋ ትምህርት የአንድን ሀገር ወይም ህዝብ ቋንቋ በጥልቀት በማጥናት ያንን ህዝብ ለመረዳት ይጠቅማል ።

ኤሌክትሮኒክስ የኤሌክትሮኖችን ፍሰት በመቆጣጠር የተለያዩ ተግባራትን የሚያከናውኑ የኤሌክትሪክ ዑደቶችና መሳሪያዎች ጥናትና አተገባበር ነው።

ማስታወቂያ ለምሳሌ ፦የጫማ ማስታወቂያ የጫማ ማስታወቂያ ሰዎችን ለመሳብ ፣እንድሁም ደንበኞችን ለማፍራት ሲባል የሚደረግ ንግግር ወይም ጽሑፍ ነው።

ፖለቲካ ለምሳሌ ዲሞክራሲያዊ ምርጫ ዴሞክራሲ ምርጫ በፖለቲካ በተለይም በዲሞክራሲያዊ ፖለቲካ በምትመራ ሀገር ውስጥ ትልቅ ቦታ የሚሰጠው ነገር ነው ::

አጼ ምኒልክ የኢትዮጵያ ንጉሠ ነገሥት የነበሩ ሲሆን ከ1881 እስከ ዕለተ ሞታቸው ድረስ ኢትዮጵያን በብቃትና በጥበብ መርተዋል። በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጣቸው መሪ ናቸው።

ማስታወቂያ ለምሳሌ የስራ ማስታወቂያ የስራ ማስታወቂያ አንድ ድርጅት ራ ለመቅጠር አንድ ድርጅት ራ ለመቅጠር አጠቃላይ ስለ ስራው ገለጻ የምናካሂድበት አንዱ መንገድ ነው።

ንግድ ለምሳሌ የእንስሳት ንግድ:- የእንስሳት ንግድ የተለያዩ ስራዎችን በማፍራትና ለተጠቃሚዎች በመሸጥ የሚካሄድ የንግድ ዓይነት ሲሆን በጣም ገቢን የሚያስገኝ የንግድ ስራ ነው።

ህግ አስከባሪ ለምሳሌ ፖሊስ ህግ አስከባሪ የምንለው በአንድ ሃገር ውስጥ ያሉ ህጐች እንዳይጣሱ የሚከላከል የህግ አካል ሲሆን ለምሳሌ ፖሊስ የህግ አካል ነው።

ግብርና ለምሳሌ፦ የእንስሳት እርባታ፤ የእንስሳት እርባታ ከግብርና ውስጥ አንዱ ነው። የእንስሳት እርባታ እንስሳትን በማርባት እንዲሁም በመሸጥ ገቢን ማግኘት የሚያስችል የግብርና ዘርፍ ነው።

ባህል ፡-ባህል አንድ ማህበረሰብ ከጊዜ ወደ ጊዜ የሚያደብራቸው ከትውልድ ወደ ትውልድ ሊተላለፉ የሚችሉ እና ለዛ ማህበረሰብ እንደ መገጫነት ሊያገለግሉ የሚችሉ ስርዓቶች ናቸው።

ጫማዎች ሲኒከር ጫማዎች ፡-ሲኒከር ጫማዎች ተጫማዎች ውስጥ የሚጠቀሱ ሲሆኑ በጣም ቀላል እና ላለባበስ ምቹ የሆኑ ጫማዎች በመሆናቸው በአብዛኛው ጊዜ የሚዘወትሩ የጫማ ዓይነቶች ናቸው።

አትክልትና ፍራፍሬዎች ካሮት ከአትክልትና እና ፍራፍሬዎች ውስጥ የሚመደብ ሲሆን በተለይም በውስጡ የሚይዘው ቫይታሚን ኤ ንጥረ ነገር እጅጉን ለሰውነታችን ጠቃሚ ነው።

መጓጓዣ እና ተሽከርካሪዎች ተሽከርካሪዎች የሰው ልጆች ከቦታ ቦታ ለመንቀሳቀስ በውሃ፣ በአየር እንዲሁም በየብስ የሚጓጓዙባቸው መሳሪያዎች ናቸው።

ጉዞ ለምሳሌ የባህር ላይ ጉዞ:- የባህ ላይ ጉዞ በባህር ላይ የሚደረግ የጉዞ አይነት ሲሆን በተለይም መርከብ፣ ታንኳ ወይም ደግሞ ጀልባ በመጠቀም የምናደርገዉ የጉዞ አይነት ነዉ።

ፖለቲካ ለመሳሌ፦ ምርጫ፤ ምርጫ በአንድ ሀገር ለማስተዳደር ወይም ለመግዛት ሲባል የፖለቲካ ፓርቲዎች ለመምረጥ የሚደረግ ህዝባዊ ውሳኔ ነው።

ምግብ ቤቶች ፤ ምግብ ቤቶች ምግብ የሚሸጥባቸው ቤቶች ሲሆኑ ማህበረሰቡ ከቤት ውስጥ ማብሰል ወይም ቤት ውስጥ መመገብ በማይችልባቸው ወቅት ምግብ ቤቶች ጋር በመሄድ ምግብ መመገብ ይችላል።

ስነ ህንጻ፦ ስነ ህንፃ ቤቶችን ወይም ደግሞ ህንፃዎችን ስንገነባ ምን አይነት እቃዎችን መጠቀም እንዳለብን እንዲሁም ምን አይነት መንገድ መጠቀም እንዳለብን የሚያጠና የትምህርት ክፍል ነው።

ባህል ለምሳሌ የመረዳዳት ባህል በሀገራችን ኢትዮጵያ የነበረ ባህል ሲሆን የሰው ልጆች በሁሉም ተረዳርተው ይኖራሉ በስራ በደስታውም በሀዘኑም።

ዜና ለምሳሌ የቢዝነስ ዜና የቢዝነስ ዜና ከዜና አይነቶች ውስጥ አንዱ ሲሆን በተለያዩ የአለማችን ክፍሎች ውስጥ የተካሄዱ የተለያዩ የቢዝነስ ወቅታዊ የሆኑ መረጃዎችን የሚደርሱበት ዜና ነው።

ጌጣጌጥ ለምሳሌ የጆሮ ጌጥ የጆሮ ጌጥ ከጌጣጌጥ አይነቶች ውስጥ አንዱ ሲሆን በተለይም ደግሞ በሴቶች በኩል ጆሯቸውን ለማስዋብና ለማስጌጥ ይጠቀሙበታል።

ማህበረሰብ ማህበረሰብ በአንድ አካባቢ የሚኖሩ የራሳቸው ወግ እና ባህል ያላቸው ህዝቦች ስብስብ ሲሆን ማህበረሰብ የራሱ ቋንቋ ሊኖረው ይችላል ።

ማህበራዊ ሚዲያ:- ማህበራዊ ሚዲያ የምንለዉ ቴክኖሎችን በመጠቀም በድኅረ-ገፅ ማህበረሰቡን እርስ በርስ እንዲገናኝ ማድረግ የሚያስችል የቴክኖሎጅ ዉጤት ነዉ። ከማህበራዊ ሚዲያዎች ዉስጥ ፌስቡክ ተጠቃሽ ነዉ።

ሐይማኖት ለምሳሌ የክርስትና ሃይማኖት ይህ ሃይማኖት የራሱ የሆነ ስርዓት ዶግማ፣ ቅነና ያለው ሲሆን መስራቹም ጌታችን መዳሃኒታችን ኢየሱስ ክርስቶስ ነው።

እጽዋት ለምሳሌ ፅድ ፅድ ከእፅዋት አይነቶች ውስጥ አንዱ ሲሆን ስለተለያዩ ነገሮች ይውላል። በተለይም ደግሞ ከፅድ የሚወጣው ጣውላ ወንበሮችን እንዲሁም የተለያዩ የቤት ቁሳቁሶችን ለመስራት እጅጉን ጠቃሚ ነው።

ጉዞ ለምሳሌ የባህር ላይ ጉዞ ፦ የባህር ላይ ጉዞ የምንለው በባህር ላይ የሚደረግ የጉዞ ዓይነትን ሲሆን በመርከብ ፣ በጀልባ እንዲሁም በታንኳ ሊካሄድ የሚችል የጉዞ ዓይነት ነው ።

ስራ ለምሳሌ የጉልበት ስራ የጉልበት ስራ ሰዎች የእለት ተዕለት ኑሯቸውን ለመግፋት ጉልበታቸውን በመጠቀም የተለያዩ ስራዎችን እየሰሩ የሚኖሩበት የስራ አይነት ነው ።

ጉዞ ጉዞ ማለት ከአንድ ቦታ ተነስተን ወደ አንድ ቦታ የሚደረግ እንቅስቃሴ ሲሆን ይህም ጉዞ ራስን ለማዝናናት ወይም ደግሞ የሆነ ነገር ለማድረግ ይደረጋል።

መጠጦች ለምሳሌ ጠላ ጠላ በኢትዮጵያ ውስጥ ታዋቂ የሆነው ባህላዊ መጠጥ ሲሆን በውስጡ አልኮል ያለውና ከገብስ ከጌሾ እንዲሁም ከበቆሎ የሚዘጋጅ የመጠጥ አይነት ነው።

መጠጦች ባህላዊ መጠጦች ባህላዊ መጠጦች የምንላቸው በባህላዊ መንገድ የሚቀነባበሩ የመጠጥ አይነቶችን ሲሆን በኢትዮጵያ ውስጥ ብዙ ባህላዊ መጠጦች አሉ። ለምሳሌ ጠላ ባህላዊ መጠጥ ነው።

ግብርና ፦እንስሳት እርባታ እንስሳት እርባታ ከግብርና ስራዎች ውስጥ አንዱ ሲሆን እንስሳቶቹን በማርባት ለተለያዩ ነገሮች ማዋል ነው። ለምሳሌ ለምግብነት እንዲውሉ እንዲሁም ስራን እንዲያግዙ እንጠቀማቸዋለን።

ኤሌክትሮኒክስ ለምሳሌ ቴሌቪዥን ቴሌቪዥን ከኤሌክትሮኒክስ እቃዎች ውስጥ ከሚባሉት ውስጥ አንዱ ቴክኖሎጂ ነው ካርቀት የተለያዩ የሚደረጉ ከነዋሪዎችን በቀጥታ እንድንከታተል የሚያስችለት የኤሌክትሮኒክስ እቃ ነው።

ንግድ ለምሳሌ የእንስሳት ንግድ የእንስሳት ንግድ እንስሳቶችን ከቦታ ቦታ በማዘዋወር በመሸጥ እና በመለወጥ የሚደረግ አንዱ የንግድ ትርዒት ነው።

ጉዞ ቱሪዝምና ስደት ስደት ማለት የሰው ልጅ ከሚኖርበት ቦታ የተሻለ ነገር ለማግኘት በማለት ከአንድ ቦታ ወደ አንድ ቦታ የሚያደርገው ፍልሰት ይባላል።

ማስታወቂያ ለምሳሌ የስራ ቅጥር ማስታወቂያ የስራ ቅጥር ማስታወቂያ የተለያዩ አሰሪዎች ሰራተኞችን ለማግኘትና መረጃ ለእነሱ ለማድረስ የሚያወጧቸው ማስታወቂያዎች ናቸው።

የሱፐርማርኬት ምርቶች ፦ የታሸጉ ምግቦች፦ የታሸጉ ምግቦች ሱፐር ማርኬት ውስጥ የሚናገኛቸው የሱፐር ማርኬት ምርቶች ሲሆኑ " ኤክስፓየርዴታቸውን " እያየን ብንገዛ ይመከራል ።

ባህላዊ ህክምና፦ ባህላዊ ህክምና መደበኛ የሆነ የህክምና ትምህርትን ያልማሩ ሰዎች ከተለያዩ እፅዋቶችን በመጠቀም የመደሀኒቶችን እንዲሁም ፈውሶችን የሚያዘጋጁበት የህክምና አይነት ነው።

ባህል ለምሳሌ ያለባበስ ባህል የኢትዮጵያ ከሌሎች አገሮች ለየት የሚያደርጋት የራሷ የሆነ የአለባበስ ባህል አላት ። የኢትዮጵያ ያለባበስ ባህል በተለይም በአሁኑ ጊዜ ተወዳጅነትን እያገኘ የመጣ ነው ።

ምግብ ኃይልና ሙቀት ሰጪ ምግብ ኃይልና ሙቀት ሰጪ ምግብ የምንላቸው ለሰውነታችን ኃይልን እንድሁም ሙቀትን የሚሰጡ የምግብ አይነቶች ሲሆን ለምሳሌ እንጀራ ኃይልና ሙቀት ሰጪ ምግቦች ውስጥ ይካተታል።

ሙዚቃ የሰው ልጆች ራሳቸውን ዘና ለማድረግ ወይም ደስታቸውን ወይም ሃዘናቸውን ለመግለጽ የሚጠቀሙበት የራሱ ዜማ እና ቃና ስልት ያለው ነው።

ማሸኖች ለምሳሌ የወፍጮ ማሽን የወፍጮ ማሽን የተለያዩ በመፈጨት ጥቅም ላይ ሊውሉ የሚችሉ እህሎችን በመፍጨት ለህዝቡ ትልቅ የሆነ ሚና የሚጫወት የማሽን አይነት ነው ::

የሱፐር ማርኬት ምርቶች የሱፐር ማርኬት ምርቶች የምንላቸው በአካባቢያችን ከሚገኙ ሱፐር ማርኬቶች ሂደን ተገበያይተን ልንጠቀምባቸው የምንችል የተለያዩ የምርት አይነቶችን ነው።

ቱሪዝም የኢትዮጵያ ቱሪዝም የኢትዮጵያ ቱሪዝም ኢትዮጵያ የተለያዩ ገቢዎችን ከምታገኝባቸው ዋና ዋና የገቢ ምንጮች ውስጥ አንዱ ነው። ከውጭ የሚመጡ ቱሪስቶች ወደ ሀገር ሲመጡ ብዙ ገቢ ያስገኛሉ።

የቤት እቃዎች ወንበር ጠረጴዛ ብረት ድስት የቤት እቃዎች የምንላቸው የሰው ልጅ በቤት ውስጥ የሚገለገልባቸው እቃዎችን ሲሆን እንደ ወንበር ጠረጴዛ ብረት ድስት ያሉትን ያጠቃልላል።

የዉበት መጠበቂያ ለምሳሌ የጥርስ ቡሩሽ :- የጥርስ ቡሩሽ ዉበትን ለመጠበቅ ወይም ደግሞ የጥርስ ዉበትን ለመጠበቅ ከምንጠቀምባቸዉ የዉበት መጠበቂያዎች ዉስጥ አንዱ ነዉ።

መዋቢያዎች ሊፒስቲክ ሊፕስቲክ ሴቶች ከሚጠቀሟቸው የተለያዩ መዋቢያዎች ዉስጥ አንዱ ሲሆን ከንፈርን ለማሳመር ይጠቀሙበታል። የተለያዩ ከለሮችን በመጠቀም ከንፈርን ማሳመር ይቻላል።

የቢሮ እቃዎች የቢሮ እቃዎች የምንላቸው በቢሮ ውስጥ የምንጠቀምባቸው የተለያዩ እቃዎች ሲሆኑ ለምሳሌ ጠረጴዛ ቢሮ ውስጥ ሊገኝ የሚችል የቢሮ እቃ ነው።

ማሸኖች ማሽኖች የሰው ልጅን ከተለያዩ ነገሮች የሚሰራቸውንና የዕለት ከለት ኑሮውን የቀሉ የሚችሉ እንዲሁም ስራን ማፈጠን የሚችሉ መሣሪያዎች ናቸው።

ንግድ ለምሳሌ የሰበል ንግድ የሰብል ንግድ ሰብሎችን መሸጥና መለወጥ እንዲሁም ለሚፈለጉበት ቦታ የማቅረብ አንዱ የንግድ ትርዒት

ስፖርት ለምሳሌ እግር ኳስ ፦ የእግር ኳስ የሰው ልጆችን ለማዝናናት ቀዳሚውን ስፍራ ይይዛል ። እግር ኳስ ስለተጫዋችም ሆነ በተመልካች በጣም ያዝናናል ።

የሱፐር ማርኬት ምርቶች ለምሳሌ መጠጦች ሱፐር ማርኬት ውስጥ የተለያዩ መጠጦችን ልናገኚ እንቺላለን በተለይ ለስላሳ መጠጦች በሱፐርማርኬት ውስጥ ይሸጣሉ እንዲሁም ጁስ ሱፐርማርኬት ውስጥ ከሚሸጡ መጠጦች ውስጥ አንዱ ነው።

ማስታወቂያ ለምሳሌ የንግድ ማስታወቂያ የንግድ ማስታወቂያ የተለያዩ የንግድ ድርጅቶች ምርቶቻቸውን ለህዝቡ ለማስተዋወቅ የሚጠቀሙበት የማስታወቂያ ዘዴ ነው።

ባንዲራ ለምሳሌ የኢትዮጵያ ባንዲራ። የኢትዮጵያ ባንዲራ በዋናነት ሶሥት ቀለማቶች አሉት። ከላይ አረንጓዴ ከመሃል ቢጫ እንዲሁም ከታች ቀይ ቀለማትን ይይዛል።

ስፖርት ለምሳሌ፦ የመረብ ኳስ የመረብ ኳስ በአለም ላይ ታዋቂነት ካላቸው የስፖርት አይነቶች ውስጥ አንዱ ነው። የመረብ ኳስ በእጃችን የምንጫወተው የስፖርት አይነት ነው።

ፋሽን ለምሳሌ የፀጉር ፋሽን፦ የፀጉር ፋሽን የለያዩ አይነት የፀጉር አቆራርጦችን እንዲሁም ደግሞ የፀጉር አሰራሮችን የሚይዝ የፋሽን አይነት ነው።

ጫማዎች ለምሳሌ ስኒከር ጫማዎች። ስኒከር ጫማዎች ለአባበስ ምቹ የሆኑ እና እግር ላይ ሲለበሱ ቀለል ያሉ ጫማዎች ሲሆኑ ይህ ባህሪያቸውም በህዝቡ ዘንድ ተወዳጅ እንዲሆኑ እና እንዲዘወተሩ አድርጓቸዋል።

ቤተሰብ ቤተሰብ የአንድ ሃገር ትንሹ ክፍል ነው። ቤተሰብ በአንድ ቤት ዉስጥ የሚኖሩ እናት አባት እንዲሁም ደግሞ ከነሱ የሚወለዱ ሎችን የሚያካትት ይሆናል።

ባህላዊ ህክምና ባህላዊ ህክምና የምንለው በባህላዊ መንገድ የተለያዩ እጽዋቶችን ስራ ስሮችን በመጠቀም የተለያዩ በሽታዎችን ለማከም የምንጠቀምበት የህክምና ዘዴ ነው።

በአንዲራ ለአንድ ሀገር መለያ ሆኖ ያገለግላል ለምሳሌ የኢትዮጵያ ባንዴራ የኢትዮጵያ ባንዲራ የአገሪቱ ሉአላዊነት ይገልፃል።

የሱፐር ማርኬት መርቶች ለምሳሌ መኮረኒ ከመኮረኒ በ ሱፐር ማርኬት ውስጥ የምናገኛቸው ሱፐር ማርኬቶች ምርቶች ውስጥ አንዱ ነው። መኮረኒ ከሱፐር ማርኬት በመግዛት በቀላሉ አብስለል መመገብ እንችላለን።

መጽሐፍ ለምሳሌ የታሪክ መጽሐፍ የታሪክ መጻሕፍት ትናንትን የሚያወሱ እና ትናንትን የሚዘክሩ እንድሁም ያለፉ ሁነቶችን የያዙ መጻሕፎቶች ናቸው።

መጽሃፍ ለምሳሌ የብራና መጽሃፍ የብራና መጽሃፍ በኢትዮጵያ ጥንታዊ መጽሃፍት ናቸው። የብራና መጽሃፍት ከእንሥሳት ቆዳ በመጠቀም ጽሁፍን የምናሰፍርበት መንገድ ነው።

መዝናኛ መዝናኛ ቦታ በኢትዮጵያ ውስጥ በጣም ብዙ መዝናኛ ቦታዎች አሉ። እነዚህም መዝናኛ ቦታዎች የደከመ አዕምሮን የማዝናናትና ደስታን የመፍጠር ትልቅ ሀይል አላቸው።

ማህበረሰብ የምንለው በአንድ አካባቢ በጋራ የሚኖር ህዝቦች ሲሆኑ የጋራ ባህልና ወግ ያላቸው በአንድ አከባቢ ውስጥ ተከባብሮ የሚኖሩ ህዝቦች ናቸው።